በኢትዮጵያ አሉንና አሉን ከምንላቸው ተስፋችን እና የመብራት ምንጫችን የሆነው እና በጣም ትልቁ ግድብ የሆነው ግልገል ጊቤ ግድብ ይህ ግድብ ለኢትዮጵያ መብራት ኃይል በጣም አገልግሎት የሚሰጥ ግድብ በመሆኑ ብዙዎች ይወዱታል።

በጣም ግዙፉና ዉድ የሆነዉ የስሚቶ ፋብሪካን በዉስጡ ማስዎገጃ ያለበት ትልቅ የሆነ ፋብሪካዎች እነዚህ ፋብሪካዎች

የክርስትና ሃይማኖት እምነት. ያላቸው ሰዎች በአንድ ላይ በመሆን በጎንደር አካባቢ የሚያከብሩት የጥምቀት በዓል የአከባበር ስርዓትን በምሳሉ ላይ እንመለከታለን። ይህ በዓል የሚከበረው አብዛኛውን ጊዜ በፋሲለደስ ግቢ ውስጥ ሲሆን፤ የጎንደር በአገር በጎንደር ሀገር የሚታወቅ ባህል ስለሆነ ይህንን ጥምቀትን ከዚህ በፊት ጎንደር ሄዶ አክብረው ያውቃሉ?

የሚሰራ ሰው በምስል የሚሰሩ ሰዎች ከሰው ቤት የአሮጌ ጨርቃ ቅዳች በመውሰድ አዳዲስን በመለወጥ የሚሰሩ ሲሆኑ አብዛኛውን ጊዜ በከተማ አከባቢ የሚሰራ ስራ ነውና

ፋሽን ፔር የተሰኘ ፊታቸው ላይ የሚቀቡ ሴቶች ፊታቸውን በመቀባት ፊታቸው ላይ እንዲለሰልስና ፊታቸው የተለያየ ከለር ይዞ እንዲቆይ የሚያደርጉበት ይህንን ክሬም ብዙ ግዜ የተለያዩ ሴቶች ለመዋቢነት ይጠቀሙበታል።

ጠጅ፡ ጠጅ ኢትዮጵያ ውስጥ ካሉ የባህላዊ መጠጥ አይነቶች ውስጥ ሲሆን ጠጅ አብዛኛውን ጊዜ የሚጠጣው ለትላልቅ ሰወች አብዛኛውን ጊዜ ጠጅ ይመቻችዋል። ጠጅ ከባህላዊ መጠጣት አይነቶች ውስጥ ሲሆን ከማር የሚሠራ እና እጅግ በጣም ቢጫ የሆነ በጣም ተወዳጅ የሆነ የመጠጥ አይነት ነው። የጠጅ የአልኮል ፐርሰንት ምን ያህል ይመስላቸዋል?

የአማራ ብሔራዊ ንቅናቄ ወይም አብን የምንለው ፓርቲ ሲሆን ይህ ፓርቲ ለአማራ ህዝብ እንዳይጎዳ እና የአማራ ዝብ የቆመ ፓርቲ ሲሆን የፖርቲ ከፖለቲካ ፓርቲዎች ተማራጁና ተወዳጁ ነው በአማራ ክልል እና ይህ ፓርቲ ለብዙ ዓመታት ያገለግል ቆይ ፓርቲ ከተመሠረተ ስንት አመት ሙሉታል

ከፊትናው ከኋላ ይግረኛ መንገድ እና በመሐል ዘንባባ የተተከለበት የተንጣለለ ቀጥ ያለመስመር ውስጥ በዳርና በዳር ትላልቅ ህንጻዎች የተሰሩበት ከተማ ላይ ያለ መንገዶች በመሃል በእግረኛ መንገድ እና በ አትክልቱ መሃል መኪኖች እየተሸጋገሩ እንመለከታለን

በጣም ትልቅ ግዙፍና የሚያምር ውብና ሳብ የሆነ ካቢኔ እና መደርደሪያዎችን እንመለከታለን ነው። ይህ መረደሪያ የራሱ የሆነ የብርጭቆና የተለያዩ እቃዎችን ማጠቢያ አለው። እቃዎች መደርደሪያ አሉት እና ይህም አብዛኛውን ጊዜ ውስጥ የሚደረግ ነው።

ሚሪንዳ ሚሪንዳ ከሙሃመድ የስላሳ መጠጦች ውስጥ አንደኛው ሲሆን በተለያየ ከለር አማራጭ እና በነጭ በውሃ መሳይና በ ጫ በማንጎ ከለር በማንጎ ያለው ሲሆን ይህን ጊዜ በ ሃ ለስላሳ መጠጦች ውስጥ የሚገኝ ነው

የተቀረፅ እርሳስ አብዛኙን ጊዜ የሕጽፈት መሳሪያዎችስ የሚመደብ ሲሆን እርሳስ ብዙን ጊዜ በሕፃናቶች ዘንድ የተወደደ ነው ምክንያቱም ሕፃናቶች ሲሳሳቱ ከላዩ ላይ የራሱን ማጥፊያ ስላለው እና መጥፋት የሚችል ስለሆነ ብዙ ሰዎች ስተታቸውን ለማረምስ ለሚጠቅማቸው ይህን ይጠቀማሉ እርስዎ ከዚ በፊት እርሳስ ንተጠቅም ያወቃሉ፡፡

የአፍንጫ ጌጣጌጥ የአፍንጫ ጌጣጌጥ አፍንጫ ላይ የሚደረጉ ጌታቸው ሲሆኑ ጌታዎች አብዛኛውን ጊዜ ጆሮ ላይም የሚያደርጓቸው አሉ። አፍንጫ ላይ የሚጠቀሙ አሉ። እኒህ በአፍ እና በአፍንጫ ላይ የሚሰኩ ስለሆኑ ብዙ ሰዎች ይጠቀማል።

አባይ ወይም አዲስ አበባ የተሰኘ ጀልባ ሚያሳየው በጣም ትልባ የሆነ ሲሆን የቆመ ጀልባ ነው እና በአብዛኛውን ጊዜ ኮንቴኖች እና የተለያዩ ውስጥ አንደኛ ትላልቅ እርሶ

የአዲሳ በባ ዩኒቨርቲት ኮሌጅ ኦፍ ቢዝኖስ ንድ ኢኮኖሚክስ ኦፊስ ዳይሬክተር የተሰኘው የቢሮአቸው የሠራተኞች ክበብ የመማሪያ ክፍሎች የመብራት መቆጣጠሪያ ክፍሎች ያለበትን ሕንፃ የሚያሳውቅበት ማስታወቂያ ሰሌዳ ነው።

አንድ የተጎዳ ወይም የታመመ ሰውን የምታክም ነርስ ወይንም ደሞ ዶክተር በመስሩ ላይ የሆዱን ድምጽ እየሰማች እንደሆነ እና ታማሚው በአልጋ ላይ ተኝቶ እንዳለ እንመለከታለን።

በነጭ እንጀራ እየተሰራ ከቲማቲም ተፈጅቶና አተር አንዳንድ አተሮች ገብቶበት የተሰራ ሙልጥ ምግብ ሲሆን ይህ ምግብ በነጭ ጀራ ከፍለፊቱ በጎን በማድረግ የቀረበ ነው

ጉደር ጉደር ከወይን ዓይነቶች ውስጥ አንደኘው ሲሆን፤ ጉደር አብዛኘውን ጊዜ በሴቶች ዘንድ ተወዳጅ የሆነ የወይን ዓይነት ነው። እና ይህን ወይን ብዙ ሴቶች ሲጠጡት እንመለክታን። እርስዎ ከዚህ በፊት ይህንን ወይን ጠጥተ ወይንም ደግሞ ለሰው ጋብዘው ያውቃሉ? ነውንስ ይህንን ወይን አይወዱም?

በተለያየ ዲዛይን እና በተለያየ ከለራማራጭ የተሠሩ የስፌት ዓይነቶችን ለተለያዩ ቁሳቁስ መያዘው የሚያገለግሉ እንመለክታ እይህም ከስንደዱ እና ከማደበሪያ ክር የተሰሩ ሲሆኑ ብዙውን ጊዜ ለዳቦ መያዣነት እንጠቀማለን።

ሽንኩርት ሽንኩርት ለወጥር መስሪያነት ከምልጠቀማቸው የአትክልት እና ፍራፈሪ ዓይነቶች ውስጥ አንደኘው ሲሆን ይህ ሽንኩርት በአሁን ሰዓት በጣም ውድ እና የማይገኘ የሽንኩርት ዝርያ ስለሆነ አብሳኛ የተለያዩ የሽንኩርት ዝርዮዎች አሉ እርስዎ ከምናይነት ሽንኩርት ዝርጊዎች ይመቾታል።

በቀይ አበባ የአሸበረቀች ሊሞዚን መኪና በምስሉ ላይእንድመለክታል። ይች ሊሞዚን መኪና ለሰርግ ፕሮግራም የአሸበረቀች የሊሞዚን መኪናን በሰርግ የሊሞዚን መኪና እንድመለክታል። ይች ነጭ መኪና አብዛኞውን ጊዜ ኢትዮፒያኖች ባለሀብቶች የሚጠቀሟት መኪና ነች እና ይች ሊሞዚን መኪና ምን ሃልዋጋ ያላት ይመስላችዋል።

ብዙ እናቶች በአንድ ላይ በመሆን በመቀመጥ ክትባት ለልጆቻቸው ሲሰጡን በምስሉ የንመግተ ይህም ምስል የሚያሳየው ክትባት እይትሰጣቸው ያሉ ሕፃናቶች ነው እኝህ ሕፃናቶች አብዛኙ ጊዜ በየጊዜው በየስድስቱ ወራቱ የሕፃናት ክትባት ያስፈልጋቸዋል እርሶ ከዚህ በፊት ሕፃናትን አስከትበው ያወቃሉ?

በአንድ ትልቅ የመመገቢያት ዳራሽ ውስጥ በውዙ ወንበሮች በሰልፍ ተደርድረው ከቀኝ ከግራ ተደርድረው በመሃላቸው በቀ ሪባንያ ሸበረቀ ጠረቤዛ ተደርገው እሱ ላይ ጠርሙ ውስጥ አልጣል የተደረግባቸው በምስሉ ላይ ንመለከታል

አንዲት ሴት በመስመር የጎመን አትክልትን እየተከለች ከኋሏዋ ደግሞ እየኮተኮተች ያለች ሴትን በተለያየ ማክስ በማጥለቅ እንዳይሸታት በመስመር እየተከለጅ ጎመንን ተመልክተናል።

በጣም ውብ እና ማራኪ የሆነ ትልቅ ግዙፍ የሆነ በብዙ ሰዎች እጅ የተያዘ ፒዛን ከምስሉ ላይ መረዳትን ይችላለን። ይህም ከጎኑ የተለያዩ መጠጦች ያሉበት ብዙ ውስጥ ስምንት እጂ የሚሆን ያረፈበት ፒዛን እና እናያለን።

በቢዝነስ ዜና ውስጥ የክልሉ በመአድን ዘርፍ ከ58 ሚሊዮን ብር በላይ አግኝቷል። የቢዝነስ ዘገባ ሲሆን እስካባተር ናምናለ አብዛኙን ጊዜ እነዚህ ከመአድን ማለት ከመሬት እየወጡ የሚወጡ ማአድኖች እንደ ወርቅ አይነት ማዕድን ናቸው።

ብዙ ምእመናን በአንድ ላይ በመሆን ኢየሱስ ክርስቶስ የተሰቀለበትን መስቀልን ለማስታወስ ኢየሱስ ክርስቶስ ስዕል ለመስቀል የተሰቀለበትን በቅርጽ ተቀርጾ ጥቋቁር እና ነጫጭ ዣንጥላ የያያዙ ነጫጭ ነጠላ የለበሱ ምእመናት በአንድ ላይሆኖ እያከበሩት ይገኛሉ።